ቤት እና መኖሪያ ቤት ፎቅ ቤት :- ፎቅ ቤት ከቤት እና ከመኖሪያ ቤቶች ዉስጥ አንዱ ሲሆን ከምድር ቤት በተጨማሪ ወደ ላይ አንድን ቤት ቀጣጥሎ በመስራት ይታወቃል።

ቱሪዝም እና ስደት የጀልባ ላይ ጉዞ ፤ የጀልባ ላይ ጉዞ ከ ጉዞ ዓይነቶች አንዱ ሲሆን፤ ይኸውም ሰዎች በጀልባ ላይ ሆነው በውሃ ላይ የሚያደርጉት ለመዝናናት ወይም ለሌላ ተግባር የሚከወን አይነት ነው።

የቤትና የዱር እንስሳት። ጥንቸል። ጥንቸል ከዱር እንስሳት ውስጥ አንዱ ሲሆን በጣም ፈጣንና በፍጥነቱ በትንሽ እንስሳዎች ዙሪያ ቀዳሚ የማይገኝለት እንስሳ ነው።

አትክልት እና ፍራፍሬዎች ። ፖም ፡ ፖም ከፍራፍሬ አይነቶች ውስጥ አንዱ ሲሆን ፖም በጣፋጭነቱ እንዲሁም ጤናን ለመጠበቅ በመታወቁ በአለማችን ላይ ተወዳጅ የሆነ ፍራፍሬ አይነት ነው ።

ግብርና፦ የእንስሳት እርባታ፦ ከግብርና አይነቶች ውስጥ አንዱ ሲሆን ይኸውም የተለያዩ ለምግብና ተዋጿቸው ለአገልግሎት የሚውል እንስሳትን በማርባት ይታወቃል።

እዚህ ጋር ዲሞክራሲ: ዲሞክራሲ በፖለቲካ ዉስጥ ያለ የህዝብ አመራር ስርዓት ሲሆን ዲሞክራሲ ስልጣንን ለሕዝብ በሕዝብ እና የህዝብ በማለት የሚፈርጅ የሥርዓት አይነት ነው::

ፀጉር :- ዞማ ጸጉር ፡- ዞማ ጸጉር ከፀጉር አይነቶች ውስጥ አንዱ የሆነ ፀጉር ረጃጅም ጸጉር ያላቸው ሰዎች መገለጫ የሆነ ፤ እንዲሁም የውበት መገለጫ ተደርጎ የሚወሰድ ነው።

ማኅበረሰብ እና ቤተሰብ ። ጎሳ ጎሳ ከማኅበር እና ቤተሰብ ውስጥ አንዱ ሲሆን ጎሳ ተመሳሳይ ዝርያ ያላቸው ቤተሰቦች በጋራ በመሆን የሚደራጁበት የአደረጃጀት ወይም ማኅበረሰብ አይነት ነው ።

ቤትና መኖሪያ ቤት፤ ቢላ ቤት፦ ቢላ ቤት በዘመናዊ የመኖሪያ ቤቶች ውስጥ የሚመደብ ሲሆን ቢላ ቤት በፎቅና በተለያዩ ዘመናዊ ስርአት ባላቸው ምድር በቶች የሚገለጽ ነው።

ምግብ የዶሮ ወጥ በኢትዮጵያ ባህላዊ የምግብ አይነት ሲሆን ፤ እስከ ዓለም አቀፍ ደረጃ ታዋቂነትን ያገኘ ጣፋጭ የምግብ አይነት ነው። የ ዶሮ ወጥ ዶሮን በ 12 ብልት በመበለት በወጥ መልኩ በመስራት የሚበላ የምግብ አይነት ነው።

ስራ የግንባታ ሥራ ከስራ ዓይነቶች ውስጥ አንዱ ሲሆን ፤የግንባታ ስራ የተለያዩ የግንባታ ተግባራትን በማከናወን የሚታወቅ የተለያዩ ግንባታዎችን የምንሠራበት የሥራ ዓይነት ነው።

መሪዎች አባቶች አፄ ቴዎድሮስ በጥንታዊ ኢትዮጵያ ታሪኩ ውስጥ ግንባር ቀደሙ መሪ ነበሩ አጼ ቴዎድሮስ የዘመነ መሳፍንትን በማስቆም ትልቅ ሚና የተጫወተ መሪ ነው።

የሞባይል ስልኮች ከኤሌክትሮኒክ መሳሪዎች ውስጥ አንዱ ሲሆን ፤ ኮምፒዩተራይዝድ የሆኑ ድርጊቶችን ለማከናወን የሚጠቅመን የተለያዩ ስራዎችን በቀላሉ የሚሠራልን ትንሽ እና በእጅ የምንይዘው ኤሌክትሮኒክስ መሳሪያ ነው።

የቄስ ትምህርት በኢትዮጵያ ድሮ ግዜ በዋናነት ይሰጥ የነበረ በአሁን ሰዓት ደግሞ በኦርቶዶክስ እምነት ውስጥ የሚሰጥ የፊደል ቆጠራ የሃይማኖታዊ ትምህርት አይነት ነው ።

ከኤሌክትሮኒክስ መሳሪያዎች አንዱ ሲሆን የእጅ ሰዓት ሰአትን ለመቁጠር የምንጠቀምበት ብዙውን ጊዜ በግራ እጃችን ላይ የምናደርገው ሰዓት መቁጠሪያ መሳሪያ ነው።

ሃይማኖት ኦርቶዶክስ ሃይማኖት በክርስትና ውስጥ የሚገኝ በአለማችን ላይ ብዙ ተከታዮች ያሉ የኢየሱስ ክርስቶስን አስተምሮ ት ያደረገ ሃይማኖት አይነት ነው ።

ስራ፦ የቀን ስራ፦ የቀን ስራ በተለያዩ ማህበረስብ ክፍሎች የሚደረግ በቀን በቀን የሚሰራ እና ክፍያ የሚፈጸምበት እና በጉልበትም ሆነ በተለያዩ ነገሮች የሚሰራ ነው።

ቱሪዝም እና ስደት፦ ህገወጥ ስደት፦ ህገወጥ ስደት ከስደት አይነቶች ዉስጥ አንዱ ሲሆን ይሀዉም በህገወጥ ወይም መንግስት ባላወቀው መልኩ ከአንድ ሃገር ወደ ሌላ ሀገር መሰደድ ነው።

መቋሚያዎች ወይም የውበት መጠበቂያ መስታወት መስታወት ለመዋቢያ ወይም ለውበት መጠበቂያ ምንጠቀመው ሲሆን፤ መስታወት መልካችንን እንዲሁም የጸጉራችንን ቅርስ ለማየት የምንጠቀምበት መዋቢያ መሳሪያ ነው።

ህግ አስከባሪ ፦ታጣቂ፦ ታጣቂ ከህግ አስከባሪዎች ውስጥ አንዱ ሲሆን ይኸውም በቀበሌ አደረጃጀቶች ውስጥ ከተውጣጡ ማህበረሰቦች የሚመሰረት የህግ አስከባሪ ወይም ታጥቆ ህግን የሚያስከብር የህግ አስከባሪ አካል ነው።

ዜና ፥ የጋዜጣ ላይ ዜና፡- የጋዜጣ ላይ ዜና ከዜና አይነቶች ውስጥ አንዱ ሲሆን ፤የጋዜጣ ዜና በአምዶች ውስጥ የሚቀመጥ ትኩስ የሆኑና ወቅታዊ መረጃዎችን የምናስተላልፍበት የዜና አይነት ነው።

ስነ ህንጻና ግንባታ የላሊበላ ውቅር አብያተ ክርስቲያናት በስነ ህንጻና ግንባታው ዘርፍ ትልቅ አሻራን የጣሉ ሲሆን እነዚህም በዩኒስኮ መዝገብ ላይ የተመዘገቡ በስነ ህንጻውም ዘርፍ ትልቅ አሻራን የጣሉ ናቸው።

ቤት እና መኖሪያ ቤት ጎጆ ቤት ጎጆ ቤት ከቤት ዓይነቶች ውስጥ አንዱ ሲሆን ፤ ይኸውም በሳር የሚሰራ የቤት ዓይነት ነው። ጎጆ ቤት በገጠራማው የኢትዮጵያ ክፍል የምንጠቀመው የቤት ዓይነት ነው።

የፀጉር ፋሽን የፀጉር ፋሽን ፀጉራችንን በተለያዩ አይነት አቆራረጥ አይነቶች በመቆረት የምናከናውነው የፋሽን አይነት ነው:: ፀጉር ፋሽን ለሴቶች እና ለወንዶች በተለያየ አይነት መልኩ መገለፅ ይችላል::

የቦርድ ላይ ማስታወቂያ በማስታወቂያ ቦርድ ላይ የሚለጠፉ ለተለያዩ አካላት መረጃን ለማስተላለፍ የምንጠቀምበት የማስታወቂያ አይነት ነው። በተቋማት በብዛት ይዘወተራል።

ማህበረሰብ እና ቤተሰብ ፦ ጎፋ፦ ጎፋ ከማህበረሰብ እና ቤተሰብ ውስጥ አንዱ ሲሆን ጎፋ በተለይም ተመሳሳይ ዝርያ ያላቸው ቤተሰቦች ፣ ዘመድ አዝማዶች በአንድ ላይ በመሆን የሚመሰርቱት የማህበረሰብ አደረጃጀት ነው ።

ፖለቲካ ምርጫ: ምርጫ ከፖለቲካ እንቅስቃሴዎች ወይም ድርጊቶች ዉስጥ አንዱ ሲሆን ምርጫ በዲሞክራሲ ስርዓት ዉስጥ ተፎካካሪ ፓርቲዎች ተወዳድረው አሸናፊው የሚገዛበት ስርዓት ነው::

የጽህፈት መሳሪያ እቃዎች። ብዕር። ብዕር ከፅህፈት መሳሪያ እቃዎች አንዱ ሲሆን ብዕር ቀለም በውስጡ በመሙላት በብራና እንዲሁም በተለያዩ መጽሐፊያ ነገሮች ላይ የምንጽፍበት መሳሪያ ነው።

ግጥ ማቅለም:- ማቅለም ከማስጌጥ ተግባራት ዉስጥ አንዱ ሲሆን ማቅለም የተለያዩ ነገሮችን ወይም እቃዎችን የተለያዩ ቀለማትን በመቀባት የምናስዉብበት አይነት ነዉ።

ስራ፤ የግንባታ ስራ፦ የግንባታ ስራ ከስራ አይነቶች ውስጥ አንዱ ሲሆን ይኸውም የተለያዩ የግንባታ ተግባራትን በመፈፀም የሚከወን የስራ አይነት ነው።

ሱፐር ማርኬት ምርቶ እሮዝ ሮዝ ከሱፐርማርኬቶች ምርቶች ውስጥ አንዱ ሲሆን የሩዝ ምግብን በታሸገ መልኩ ወይም በተለያየ መመዘኛ መስፈርት የምናቀርበውበት ዘዴ ነው::

ማስታወቂያ የቦርድ ላይ ማስታወቂያ የቦርድ ላይ ማስታወቂያ ከማስታወቂያ አይነቶች ዉስጥ አንዱ ሲሆን ይሄውም በወረቀት ቦርድ በመለጠፍ ለአንድ ድርጅት ወይም ለአንድ ማህበረሰብ መረጃ የምናስተላልፍበት ነው::

ንግድና ግብይት ፡-የባርያ ንግድ በጥንት ታሪክ ውስጥ የነበረ ሰዎችን እንደ ሸቀጥ የመሸጥና የመግዛት ሂደት ነው። ይህም በንግድ አለም ታሪክ ውስጥ መጥፎ የነበረ ታሪክ ነው ።

ታዋቂ መሪዎች አባቶች:-ኃይለማርያም ደሳለኝ ፦ኃይለማርያም ደሳለኝ በኢትዮጵያ ዘመናዊ ታሪክ ውስጥ ያለ በቅርብ ጊዜ መሪ ሲሆን ከመለስ ዜናዊ ቀጥለው ሀገሪቱን በማስተዳደር የነበረ መሪ ነው።

ፀጉር፦ ሉጫ ፀጉር፦ ሉጫ ፀጉር ከፀጉር አይነቶች ውስጥ አንዱ ሲሆን ሉጫ ፀጉር ለስላሳ የፀጉር የዘር ያላቸው ሰወች መገለጫ ነው። ሉጫ ፀጉር የውበት መገለጫ ተደርጎ ይወሰዳል።

ሥራ የንግድ ሥራ የንግድ ሥራ ለስራ አይነቶች ዉስጥ አንዱ ሲሆን የንግድ ሥራ ንግድን በተለያዩ ሸቀጦች ላይ የምንፈፅምበት የስራ አይነት ነው:: ይሄውም በግለሰቦች እና በተለያዩ ድርጅቶች የሚከወን የስራ አይነት ነው::

እስፖርት ብስክሌት እሽቅድምድም እስፖርት አይነቶች ውስጥ አንዱ ሲሆን ያውም ብስክሌትን በመጠቀም ረጅም ርቀቶችን በመጓዝ የሚደረግ ውድድር እና አሸናፊና ተሸናፊን የሚከፍልልን ውድድር ነው።

ትምህርት፦ መሰረተ ትምህርት፦ መሰረተ ትምህርት ከትምህርት አይነቶች ውስጥ አንዱ ሲሆን ይህም ላልተማረው ማህበረሰብ የትምህርትን ወይም የፊደል ማስቆጠረን ስራ የምንሰራበት የትምህርት አይነት ነው። በበፊት ጊዜ እንድሁም በአሁን ጊዜ አንዳንድ ቦታዎች ላይ አለ።

የእንስሳት እርባታ የእንስሳት እርባታ ከግብርና አይነቶች ውስጥ አንዱ ሲሆን ይህም የተለያዩ እንስሳትን ለምግብነት እና ውጤታቸውንም ለመሸጥ ሲባል የምድርገው የማርባት ዘዴ ነው። የእንስሳት እርባታ ብለን እንጠራዋለን።

ቡና ቤቶችና ምግብ ቤቶች አሳቤት ከምግብ ቤቶች ውስጥ አንዱ ሲሆን የአሳ ልዩ ልዩ ተዋፆዎችንና የአሳ ስጋን የምናገኝበት እንዲሁም የአሳ ምግብን በአንድ ላይ የምንበላበት ቤት ነው።

ማህበረሰብ እና ቤተሰብ፦ ጎሳ፦ ጎሳ ከማህበረሰብ እና ቤተሰብ አይነቶች ውስጥ አንዱ ሲሆን ጎሳ ተመሳሳይ ዝርያ ያላቸው ቤተሰብ አባላት በጋራ በመሆን የሚመሠረቱት የማህበረሰብ አይነት ነው።

ጫማዎች ቆዳ ጫማ ቆዳ ጫማ ከጫማ አይነቶች ውስጥ አንዱ ሲሆን ቆዳ ጫማ በቆዳ የሚሠራ የጫማ አይነት ነው። ቆዳ ጫማ ዘመናዊ እና ፕሮፊሽናል ከሆኑ ልብሶች ጋ አብረው የሚለበስ ነው።

የክርስትና ሃይማኖት የክርስትና ሃይማኖት በውስጡ ብዙ ክፍፍሎች ያሉት በእየሱስ ክርስቶስ አስተምህሮት ላይ መሰረት ያደረገ የሃይማኖት ወይም እምነት ዓይነት ነው።

ቡና ቤቶች እና ምግብ ቤቶች። ስጋ ቤት ።ስጋ ቤት የምግብ ቤቶች ውስጥ አንዱ ሲሆን የተለያዩ የሚበሉ እንስሳት ስጋን በአንድ ላይ በምግብ መልኩ በሽያጭ መልኩ የምናገኝበት የቤት አይነት ነው።

እፅዋት ፦ እሬት ፦ እሬት ከእጽዋት አይነቶች ውስጥ አንዱ ሲሆን በጣዕሙ በጣም መራር እና የተለያዩ አገልግሎቶች ለህክምና እንዲሁም የመዋቢያ ነገሮችን ለመስራት የምንጠቀምበት የእፅዋት አይነት ነው ።

ግልጋሎት ፍርድ ቤት፤ ፍርድ ቤት ከመሰረታዊ ግልጋሎቶች አንዱ ሲሆን ፍርድ ቤት በተልይም ተከሳሾችና ከሳሾች ፍርድ የሚያገኙበት ወይም ብይን የሚሰጥበት ቦታ ነው።

ዘና፦ የጋዜጣ ላይ ዜና፦ የጋዜጣ ላይ ዜና ከዜና አይነቶች ውስጥ አንዱ ሲሆን ይሀውም በጋዜጣ አምዶች ውስጥ የተለያዩ ወቅታዊ፣ ትኩስ፣ ልዩ ልዩ እና አንገብጋቢ መረጃወችን ለአንባቢያን የምናቀርብበት ክፍል ነው።

መጓጓዣ እና ተሸከርካሪዎች፦ ለምሳሌ ባጃጅ ፦ ባጃጅ ሶስት እግር ያለው፣ የሚነዳ፣ ከአንድ ቦታ ወደ ሌላ ቦታ ትንሽ ሰዎችን ይዞ የሚንቀሳቀስ ነው።

ትግል የትግል ስፖርት በኢትዮጵያ ጥንታዊ ታሪክ ዉስጥ የሚታወቅ እንዲሁም በአሁን ሰዓት በተለያዩ ዉድድሮች ላይ የሚከወን ሁለት ሰዎች እርስ በርስ የሚያደርጉት የመጣጣል ሂደት ነው::

እጽዋት ባህር ዛፍ ባህር ዛፍ እጽዋት አይነቶች ውስጥ አንዱ ሲሆን በተለያዩ ደንዎች ውስጥ የሚገኝ ቤት ለመስሪያ እና ለሌሎች የማገዶ አገልግሎት የሚጠቅም የእጽዋት አይነት ነው።

የሬዲዮ ዜና ፡-የሬድዮ ዜና በድምጽ የሚተላለፍ የዜና አይነት ሲሆን ሬዲዮ ዜና በድምጽ በኩል ሬዲዮ ለሚያዳምጡ ሰዎች ወቅታዊና ትኩስ መረጃዎችን የማድረስ ሂደት ነው።

ንግድና ግብይት ፡-የባሪያ ንግድ የባሪያ ንግድ ሰዎች እንደ ሸቀጥ ተጠቅሞ ሲገዛና ሲሸጥ የነበረበት ስርዓት ሲሆን ይኸውም በጣም አፀያፊ የነበረ በጥንታዊ ታሪካችን ላይ መጥፎ አሻራ የነበረው ነው።

መጽሐፍት መጽሔት እና ጋዜጦች የታሪክ መጽሐፍት፤ የታሪክ መጽሐፍት ስለ አንድ ሀገር ወይም ስለ አንድ ግለሰብ ታሪክ የሚያሳይ የመጽሐፍ አይነት ሲሆን ይኸውም ስለ ታሪክ ለመማር ይጠቅማል።

ማህበራዊ ሚዲያ ፡-ቴሌግራም ከማህበራዊ ሚዲያዎች ውስጥ አንዱ ሲሆን በቅርብ ጊዜ ታዋቂነትን ያገኘ የማህበራዊ ሚዲያ መጠቀሚያ ነው ።

የሱፐርማርኬት ምርቶች የታሸጉ መጠጦች። የታሸጉ መጠጦች ከ ሱፐር ማርኬት ምርቶች ውስጥ አንዱ ሲሆን ይኸውም የተለያዩ የታሸጉ መጠጦችን እንደ ሚሪንዳ እና ጁሶችን የምናገኝበት ነው።

ታሪክ እና መልክአ ምድር ፦ የኢትዮጵያ ታሪክ ፦የኢትዮጵያ ታሪክ ከታሪኮች ውስጥ አንዱ ሲሆን ይኸውም የኢትዮጵያን ታሪክ በዘመናዊ እና የጥንታዊ ብሎ በመክፈል ስለ ኢትዮጵያ ልዩ ልዩ የተከናወኑ ክስተቶችን ይነግረናል ።

የቤትና የቢሮ ዕቃዎች ወንበር። ወንበር ከቤትና ከቢሮ ዕቃዎች ውስጥ አንዱ ሲሆን ወንበር የተለያዩ ቦታዎች ላይ ለመቀመጥ ሰዎችን ለማስቀመጥ የምንጠቀምበት ዕቃ ነው።

አትክልትና ፍራፍሬዎች ሎሚ ሎሚ ከአትክልትና ፍራፍሬዎች ውስጥ አንዱ ሲሆን፤ ሎሚ በፍራፍሬ ዘርፍ የሚመደብ የተለያዩ ምግቦችን ለማጣፈጫ እንደዚሁም ብቻውን የሚመጠጥ ቆምጣጣ ጣዕም ያለው ፍራፍሬ ነው።

ሃይማኖት የክርስትና ሃይማኖት የክርስትና ሃይማኖት በየሱስ ክርስቶስ አስረምሮት ላይ መሰረት ያረገ የሃይማኖት አይነት ሲሆን በአለማችን እንዱሁም በሀገራችን ኢትዮጵያ ከፍተኛ ቁጥር ያለው የሃይማኖት አይነት ነው::

ጥበብ እና ባህል ፡-አሸንዳ በኢትዮጵያ ሰቆጣና የትግራይ ክልል የሚዘወተር በነሀሴ ወር አጋማሽ ጀምሮ እስከ መጨረሻ ድረስ የሚከበር የሴቶች ጭፈራና በተለያዩ ድርጊቶች የሚከበር በዓል ነው ።

መጠጦች፦ ጠጅ፤ ጠጅ ከመጠጠች አይነቶች ውስጥ አንዱ ሲሆን ጠጅ ከማር የሚዘጋጅ በአልኮልነቱ ታዋቂ የሆነ በኢትዮጵያ ውስጥ በብዙ ባህላዊ እንዲሁም ዘመናዊ ቦታዎች ላይ የሚጠጣ መጠጥ አይነት ነው።

ጌጣጌጥ ወርቅ ፡-ወርቅ ከጌጣጌጥ አይነቶች ውስጥ አንዱ ሲሆን ወርቅ ከአልማዝ ቀጥሎ የተለያዩ ጌጣጌጦችን ለመስራት የምንጠቀምበት ለጌጣጌጥ መስሪያ እንዲሁም ለሃብል ለቀለበት እንዲሁም ለጆሮ ጌጥ እና ለመሳሰሉት የሚውል ነው።

ሱፕርማርከት ምርቶች፤ የታሸገው መጠጦች፤ የታሸጉ መጠጦች ከሱፕርማርከት ምርቶች አንዱ ስሆን የተለያዩ ጣናና ጣይም ያላቸዉ መጠጦች በተለያዩ እቃዎች ታሽገው የምንጠጣበት ወይም የምናገኝበት ነው።

ግብርና፤ እንስሳት እርባታ፦ እንስሳት እርባታ ከግብርና አይነቶች ውስጥ አንዱ ሲሆን እንስሳት እርባታ እንስሳትን በማርባት የቀንድና የተለያዩ ከብቶችን እንደዚሁም በማድለብ ውጤታቸውን በመሸጥ ይገለጻል።

መጽሄት እና ጋዜጣዎች የመማሪያ መጽሃፍት ፡-የመማርያ መፅሐፍት የተለያዩ ክፍሎችን መጽሐፍት ሲሆኑ የተለያዩ ሰብጀክቶችን ለመማር የምንጠቀምባቸው ናቸው።

የቤት እቃዎች ፐርሙዝ ፐርሙዝ ከቤት እቃዎች ዉስጥ አንዱ ሲሆን ፐርሙዝ መጠጦችን ወይም በትኩስነታቸው እንዲቆዩ የሚፈለጉ ፈሳሾችን ለማስቀመጥ የምንጠቀምበት መሳሪያ ነው::

ማሳያዎች ወይም የውበት መጠበቂያ መስታት መስታዎት ለዉበት መጠበቂያ ከምንጠቀምበት መሣሪያዎች ውስጥ አንዱ ሲሆን መስታወት የፊታችንን መልዕክት በማየት ለማስተካከል እንዲሁም ለማስዋብ እንጠቀምበታለን ::

ስፖርት፤ የውሃ ዋና፦ የውሃ ዋና ከስፖርት አይነቶች ውስጥ አንዱ ሲሆን ይሄውም በውሃ ውስጥ በሚደረግ እሽቅድድም የሚከናወን የስፖርት አይነት እንዲሁም ተወዳጅ የሆነ የስፖርት አይነት ነው።

የተቋማት አርማ የተቋማት አርማ ስለ ተቋማቱ የተለያዩ መልክቶችን ከተልኮ እስከ ራእይ እንደዚሁም የሚሰሩትን ስራዎች ለማሳየት የሚጠቀሙበት የአርማ አይነት ነው::

ሸመጥ ጫማ ሸመጥ ጫማ ከባህላዊ ጫማዎች ውስጥ አንዱ ሲሆን ሸበጥ ጫማ የተሳሰረ ክፍተት ያላቸው መገለጫነቱ የሆነ የጫማ አይነት በባህላዊ ኢትዮጵያ ውስጥ የሚታወቅ ነው ::

የአሸንዳ በዓል ከጥበብና ባህል ውስጥ የሚመደብ ሲሆን በተለይም በትግራይና ሰቆጣ አካባቢ በነሀሴ ወር አጋማሽ እስከ መጨረሻ ጊዜ የሚከበር ባህላዊ ዝግጅት ነው ።

ማህበረሰብና ቤተሰብ ነገድ ነገድ ከማህበረሰብ እና ቤተሰብ ውስጥ አንዱ ሲሆን ነገድ የተለያዩ ጎሳሰዎች በአንድ ላይ በመሆን የሚመሰርቱት የማህበረሰብ ወይም አደረጃጀት አይነት ነው።

ስራ ። የቀን ስራ ፡ የቀን ስራ ከስራ አይነቶች ውስጥ አንዱ ሲሆን የቀን ስራ ዝቅተኛ እንደዚሁም ቀን በቀን ተከፋይ የሆኑ ሰዎች የሚሰሩት የጉልበት እና በሌሎች የስራ አይነቶች የሚጠቀስ የስራ አይነት ነው ።

ስነ ህንጻ የስነህንጻ ግንባታ የላሊበላ ውቅር አብያተ ክርስትያን በስነ ህንጻ እና ግንባታ ዘርፍ ብዙ አስተውጾ ያደረጉ ትልቅ አሻራ የጣሉ ቤተክርስቲያናት ሲሆኑ እነዚም በ ዪኔስኮ መዝገብ የተመዘገቡ ናቸው።

ህንፃና ግንባታ ፡-የአክሱም ሀውልት በኢትዮጵያ ታሪክ ውስጥ ትልቅ አሻራ ከጣሉ የስነ ህንፃና ግንባታ አይነቶች አንዱ ሲሆን በዩኔስኮ መዝገብ ድረስ መዝገብ የበቃ የህንፃ አይነት ነው ።

መሰረተ ትምህርት፤ መሰረተ ትምህርት፦ ከትምህርት አይነቶች ውስጥ አንዱ ሲሆን መሰረተ ትምህርት በተለይም ባልተማረው ማህበረሰብ ክፍል ዘንድ ስለትምህርት ግንዛቤ ለመስጠትና ፊደላትን ለማስቆጠር የምንጠቀምበት ዘደ ነው።

ጥበብና ባህል የአሸንዳ በዓል በሰሜኑ የኢትዮጵያ ክፍል በትግራይ እና በሰቆጣ የሚከወን የበዓል አይነት ሲሆን በነሀሴ ወር አጋማሽ እና መጨረሻ ላይ የሚደረግ ነው ።

መዋቢያዎች ወይም የውበት መጠበቂያ ኮል ኩል ለመዋቢነት የምንጠቀምበት ሲሆን ይኸውም ቅንድብን ለመኳል እና በማጥቆር እና እንዲሁም በማሳመር ለሴቶች ዘንድ የሚጠቀሙበት መኳያ ነው ::

አትክልትና ፍራፍሬዎች ትርንጎ፤ ትርንጎ ፍራፍሬዎች ውስጥ አንዱ ሲሆን የሄውም እንደ ዱባ መሰል ቅርስ ያለው ትልቅ የፍራፍሬ አይነት ነው። ትርንጎ በተለይም በአዲስ አመት እንደ በአለም አማክበሪያነት የሚበላ የፍራፍሬ አይነት ነው።

ሀይማኖት የካቶሊክ እምነት፤ የካቶሊክ እምነት ከክርስትና እምነቶች ውስጥ አንዱ ሲሆን ከኦርቶዶክስ እምነት ላይ ተገንጥሎ የወጣ በአለማችን ላይ ብዙ ተከታዮችን ያፈራ የሃይማኖት አይነት ነው።

ሙዚቃ የማሲንቆ ሙዚቃ ሙዚቃዎች ሲሆን የባህላዊ መሳሪያ የሆነውን ማሲንቆን በመጠቀም የምንጫወተው በተለይም በአዝማሪዎች ዘንድ ተወዳጅነት ያለው ሙዚቃ አይነት ::

ተፈጥሮና አካባቢ ቆላ። ቆላ በአካባቢዎች ውስጥ አንዱ ሲሆን ይኸውም በጣም ሞቃታማ የሆኑ አካባቢዎች መገለጫ ነው። ይኸውም እንደ አፋርና የመሳሰሉ በጣም እውቀት ያላቸው አካባቢዎች መጠሪያ ነው።

ቡና ቤቶችና ምግብ ቤቶች የአሳ ቤቶች የአሳ ቤት ከምግብ ቤቶች ውስጥ አንዱ ሲሆን የአሳ ቤት የአሳ ተዋጾ እና የአሳ ስጋ በተለያዩ አቅርቦት የሚቀርብበት የምግብ ቤት አይነት ነው ::

እፅዋት አበባ ።አበባ ከእጽዋት አይነቶች ውስጥ አንዱ ሲሆን አበባ በተለይም በማራኪ ገጽታው እንዲሁም ውብ በሆነ ተፈጥሮ የሚታወቅ የውበት መገለጫ የሆነ ነው።

ሃይማኖት እስልምና፤ እስልምና በነቢዩ መሀመድ አስተምሮት ላይ መሰረት ያደረገ እምነት ሲሆን እስልምና በተይም በአለማችን ላይ በጣም ብዙ ተከታዮች ያሏቸው ሃይማኖቶች ውስጥ አንዱ እና ተቀዳሚው ነው።

ግብርና፤ የበግ እርባታ፦ የበግ እርባታ ከግብርና አይነቶች ውስጥ አንዱ ሲሆን በጎችን በማድለብ እንደዚሁም የእነሱን ውጤት በመሸጥ እንደዚሁም የበጎችን ስጋ በመሸጥ የሚከወን የግብርና አይነት ነው።

ታዋቂ መሪዎች አባቶች ኔልሰን ማንደላ ኔልሰን ማንደላ በአፍሪካ ታሪክ የሚታወቀ እንደዚሁም ለጥቁር ህዝቦች የታገለ አብዛኛውን እድሜውን በእስር ቤት ያጠፋ መሪ ነው።

መፅሀፍ፣ መፅሔት እና ጋዜጣዎች:- ፍቅር እስከ መቃብር ልብ ወለድ መፅሀፍት ዉስጥ አንዱ ሲሆን በኢትዮጵያ ታሪክ በጣም ተወዳጅነትን ካተረፉ የልብ ወለድ መፅሀፍት አንዱ ነዉ። መቼቱን በአማራ ጎጃም ዉስጥ ያደረገ ተወዳጅ መፅሀፍት ነዉ።

ግራር ከእጽዋት አይነቶች ዉስጥ አንዱ ሲሆን በተራራ እና በደን ዉስጥ የሚገኝየዛፍ አይነት ነው፡፡ ገራር ለማስዋቢያነትም እንጠቀምበታለን፡፡

ጉዞ፣ ቱሪዝምና ስደት፦ ህገወጥ ስደት፦ ህገወጥ ስደት ከአንድ ቦታ ወደ ሌላ ቦታ የሚደረግ ህገወጥ በሆነ መልኩ የሚከወን መንግስት ያላወቀው የስደት አይነት ነው።

ቁም ሳጥን በተለይም አልባሳትን እና የተለያዩ እቃዎቻችንን የምናስቀምጥበት እንዲሁም ቁልፈን የምንይዝበት እቃ ነው፡፡

ቱሪዝምና ስደት ፡-የባህር ላይ ጉዞ ከጉዞ አይነቶች መካከል አንዱ ሲሆን ይህ ጉዞ በመርከብ፣ በታንኳ፣ እንዲሁም በጀልባ የምናደርገው የጉዞ አይነት ነው ።

ማህበረሰብና ቤተሰብ ጎሳ ጎሳ አንድ አይነት ዝርያ ያላቸው ቤተሰቦች በጋራ በመሆን ዘመድ አዝማድ ሆነው የሚመሠረቱት የቤተሰብ ወይም የአደረጃጀት አይነት ነው።

ስፖርት የውሃ ዋና ፡-የውሃ ዋና ከስፖርት አይነት ውስጥ አንዱ ሲሆን ይሆን በውሃ ውስጥ ወይንም በባህር ላይ የሚደረግ የውሃ እሽቅድምድም የስፖርት አይነት ነው።

ዜና የሬድዮ ዜና በድምፅ የሚነገር የዜና አይነት ሲሆን ይኸውም በሬድዮ የሚተላለፍ ወቅታዊይና ትኩስ መረጃዎችን ከልዩ ልዩ መረጃዎች ጋር አብሮ የሚያቀርብልን የዜና አይነት ነው?

መዝናኛና መናፈሻ የሰሜን ተራሮች ብሔራዊ ፓርክ ከመዝናኛና መናፈሻዎች ዉስጥ አንዱ ሲሆን ይሄዉም በኢትዮጵያ በአማራ ክልል የሚገኝ የተለያዩ እንስሳት እና እፅዋት ያሉበት ቦታ ነዉ።

መሰረተ ልማት ፦ የዉሀ አቅርቦት ፦ የዉሀ አቅርቦት ከመሰረተ ልማት ውስጥ አንዱ ሲሆን ይሄውም ዋነኛ እና አስፈላጊ የሆነውን ውሃ ለሰው ልጆች በማቅረብ የሚከናውን የመሰረተ ልማት አይነት ነው።

ጌጣጌጥ ፤ አልማዝ፤ አልማዝ አለማችን ላይ በጣም ውድ ከሆኑ ጌጣጌጥ አይነቶች ወይም ጌጣጌጥ ለመስራት ከሚጠቅሙ ነገሮች ውስጥ አንዱ ሲሆን በጣም ሃብታም በሆኑ ሰዎች ዘንድ ይዘወተራል።

ስፖርት፦ ቦክስ፦ ቦክስ ከስፖርት አይነቶች ውስጥ አንዱ ሲሆን ይኸውም ሁለት ተጋጣሚዎች ፊት ለፊት በመቆም እርስ በእርስ በእጃቸው የሚያደርጉት ፍልሚያ እና ቡጢ ነው ።

ታዋቂ መሪዎች አባቶች አጼ ዮሃንስ አጼ ዮሃንስ በጥንታዊ የኢትዮጵያ ታሪክ ዉስጥ ትልቅ አሻራ ከጣሉ መሪዎች የሚመደብ ሲሆን ይሄውም ከአጼ ቴዎድሮስ ቀጥሎ የመጣ የኢትዮጵያ መሪ ነበር።

ምግብ ክትፎ ክትፎ በተለያዩ እንስሳት ስጋ የሚሰራ ሲሆን በተለይም በማድቀቅና የተለያዩ የሚያቃጥሉ ቅመሞችን በመጨመር የምንበላው በተለይም በጉራጌ አካባቢ ታዋቂ የሆነ ምግብ ነው።

ባንድራና መለያ የሀገራት ባንድራ የሀገራት ባንዲራ ከተለያዩ ባንድራ አይነቶች ውስጥ አንዱ ሲሆን ይኸውም ሀገራት ለራሳቸው የተለያዩ መልእክቶችን በቀለማት ተጠቅመው የሚያስተላልፉበት መገለጫ ነው።

የቤት እና የዱር እንስሣት ዝሆን ዝሆን ከዱር እንሣት አንዱ ሲሆን ዝሆን በግዝፈቱ እና በቀን ዉስጥ የሚበላው እና የሚጠጣው ምግብ ከአለማችን ላይ ካለው እንስሣት ከፍተኛ የሆነ እና አንደኛውን ቦታ የሚያሲዘው ግዙፍ የሆነው እንስሣ ነው።

ማስጌጥ ማደራጀትከማስጌጥ ተግባራት ውስጥ አንዱ ሲሆን ማደራጀት የተለያዩ ተዘበራርቀው የተቀመጡ ነገሮችን ወደ አንድ አቅጣጫ በመምጣት እንዲሁም በአንድ ላይ በማስቀመጥ የሚገለጽ ነው።

አትክልትና ፍራፍሬዎች ፦ እንጆሪ ፦ እንጀራ ከፍራፍሬዎች አይነቶች ውስጥ አንዱ ሲሆን እንጆሪ በመጠኑ ትንሽ እና በጣዕሙ በጣም ጣፋጭ የሆነ የፍራፍሬ ዓይነት ፣ ቀይ ቀለም ያለው ነው ።

የግብርና ስራ የግብርና ስራ በተለያዩ የግብርና ተግባራት የሚከወን የስራ አይነት ሲሆን ይሀውም በአዝርት ልማት እና በእንሣት እርባታ በማከናወን ይታወቃል። የግብርና ስራ በተለይም በኢትዮጵያ ዉስት ቀዳሚዉን ስፍራ የሚይዝ የግብርና አይነት ነው።

የቤት እና የቢሮ እቃዎች መሳቢያ መሳቢያ ከቤት እና የቢሮ እቃዎች ዉስጥ የሚመደብ ሲሆን ይህ የተለያዩ ሰዎች እንዲያገኙብን የማንፈልጋቸውን እቃዎች የምናስቀምጥበት ወይም ቆልፈን የምንከትበት ማጠራቀሚያ ነው።

ማስታወቂያ የዜና ማስታወቂያ የዜና ማስታወቂያ በዜና ላይ የሚናገር የተለያዩ ምርቶችን እንደዚሁም መረጃዎችን ለማስታወቅ የምንጠቀምበት የማስታወቂያ አይነት ነው።

ማስጌጥ ማደስ ከማስጌጥ ተግባራቶች ውስጥ አንዱ ሲሆን ማደስ እድሜያቸው የገፉ እንዲሁም ያረጁ ነገሮችን ለማሳመር የምንጠቀምበት የማስጌ ተግባር ነው ።

ባህላዊ ህክምና ወጌሻ ወጌሻ ከባህላዊ ህክምና ዘዴዎች ውስጥ አንዱ የሆነው ሲሆን የተሰበሩ ሰዎችን የእሽት ወይም የመታሸት አገልግሎት መስጠት ሲሆን ይኸውም ስብራትንና ውልቃትን ለማከም ይጠቅማል።

ወታደር ወታደር ከህግ አስከባሪ አካላት ዉስጥ አንዱ ሲሆን ወታደር ሃገራዊ ጉዳዮች እና ሃገራዊ ሰላሞች የማስከበር ተልእኮዎች ላይ በግንባር ቀደምነት የሚሳተፍ ዋነኛ ሰላም አስተባቂ አካል ነው።

ማስጌጥ እና ማደስ፦ ማደስ ከማስጌጥ ተግባራቶች ውስጥ አንዱ ሲሆን ማደስ በተለይም ያረጁ እና በእድሜያቸው ረጂም ጊዜ ያስቆጠሩ ነገሮችን እንደገና እንዲያምሩ ለማድረግ የምንጠቀምበት ዘዴ ነው።

ማሽኖች የፈ የጁስ መፍጫ ማሽን የጁስ መፍጫ ማሽን ኮሚሽኖች ውስጥ አንዱ ሲሆን ጁስን አድቀን ፈጭተን ለመጠጣት ይጠቅመናል። የጁስ መፍጫ ማሽን ከፍራፍሬዎች ወጭ ሌሎች አትክልቶችንም ለመፍጨት እንጠቀምበታለን።

ጫማዎች ቆዳ ጫማ ቆዳ ጫማ ከጫማ አይነቶች ውስጥ አንዱ ሲሆን ቆዳ ጫማ ከቆዳ የተሰሩ ጫማዎች ለተለያዩ የአልባሳት ዐይነቶች ተደርጎ የሚለበት ነው።

መዝናኛ እና መናፈሻ የጣና ሐይቅ የጣና ሐይቅ ከመዝናኛ እና ለመናፈሻ ከምንጠቀምበት በባህርዳር ጎጃም አካባቢ የሚገኝ ብዙ ታሪካዊ ገዳማት በውስጡ ያሉበት የመናፈሻ እና የመዝናኛ የሚጎበኝ ቦታ ነው ።

አርማ የሀገራት አርማ የሀገራት አርማ የአርማ አይነት ሲሆን ይኸውም ሀገራት የተለያዩ መልእክቶቻቸውን እንድሁም የሀገራትን ተልዕኮ የሚያሳይ የአርማ አይነት ነው።

አትልክልትና ፍራፍሬዎች፦ ፕሪም፦ ፕሪም ከአትክልት ውስጥ አንዱ ሲሆን እንዲሁም ፕሪም እንደ አፕል የቀይ ከለር ያለው በጣም ጣፋጭ የሆነ እንደቲማቲም የሚፈርጥ የፍራፍሬ አይነት ነው።

ታዊቂ መሪዎች አባቶች መንግስቱ ኃይለ ማርያም:- መንግስቱ ኃይለ ማርያም ከኢትዮጵያ ታሪክ ዉስጥ ከነበሩ ታዋቂ መሪዎች አንዱ ሲሆን ይኸዉም የሶሻሊዝም ስርዓትን በማስፈን የሚታወቅ መሪ ነዉ።

ታዋቂ መሪዎች እና አባቶች አጼ ሀይለ ስላሴ፦ አጼ ሀይለ ስላሴ በኢትዮጵያ ታሪክ ውስጥ ትልቅ አሻራ የጣሉ በኢትዮጵያ ታሪክ ውስጥ ለረጂም አመታት የገዙ መሪ ነበሩ።